የ ባነር ይህ የማስታወቂያ ዓይነት ከ ላስቲኮች እና ከማተሚያ ቤቶች የሚሠራ ሲሆን፤ ዋና አገልግሎቱ የድርጅቶቹን ምርት፣ ስልክ ቁጥር እና አድራሻ የያዘ ነው።

የሰሜን ተራሮች ብሄራዊ ፓርክ ይህ በጣም ወጣ በዛ እና ከፍተኛ ተራሮች የሚገኙበት ብሔራዊ ፓርክ ሲሆን፤ ለተፈጥሮ ውብ የሆነ ለብዝሃ ሕይወት የተመቸ የተፈጥሮ አካባቢ ነው። በኢትዮጵያም ስፋት በቱሪስት ይጎበኛል።

ብራዚል ከእጄ ነገሮች ሊዘጋጅ የሚችል ሴቶችም ህጻናትም የሚችል ጌጣጌጥ ማን ነው

ዘር መዝራት ይህ በግብርና ሂደት ውስጥ በመስመር መዝራትን የሚያጠቃልል ሲሆን ይህ በመስመር መዝራትን ደግሞ ሰዎች በብዛት እየተጠቀሙበት ይገኛል።

እነዚህ ባልትና ምርቶች እንደ በርበሬ ያሉ ከሱፐር ማርኬቶች የምናገኛቸው ሲሆኑ በተለያዩ አምራች ድርጅቶች ተቀነባብረው በሱፐር ማርኬት ታሽገው ኤክስፓየርትተ ተፅፎባቸው በሱፐር ማርኬት ይገኛሉ።

የፖለቲካ ትምህርት እንግዲህ ስለ የተለያዩ ፖለቲካ ፓርቲዎች ስለተለያዩ ማህበረሰቦች ማህበራዊና ሶሻላዊ ስለሆኑ ነገሮች የምንማርበት ትምህርት ምን ያህል ለማህበረሰቡ ተምሯል ብላችሁ ታስባላችሁ?

ጉዞ እንግዲ መኪና ተሸጉ አይነት ሲሆን ጭራሽ የሆነ ጉዞ እንደሆነ ይታወቃል

እምቢ አልወለድም የተሰኘው ይህ የአቤ ጉበኛ መፅሐፍ ሲሆን የተለያዩ ምድር ላይ ያሉ የፖለቲካ ጉዳዮችን እንዲሁም ማህበራዊ ጉዳዮች የተነሱበት የሰው ልጅ ምን ያክል ስቃይ እንደሚደገጥመው ለማሳየት የሞከረበት ድንቅ መፅሐፉ ነው።

ፑሽ አፕ ይህ እንግዲህ ለደረሳችን የሚሰራ የስፖርት ዓይነት ሲሆን የተደጋጋሚ ኩሻት የሚሰሩ ሰዎች ደረታቸው ሰፋ ሰፋ እንደሚልላቸው ይታወቃል ይህንን ስፖርት ለመስራት ምንም አይነት መሳሪያ አያስፈልግም።

ማንኪያ ይህ ሙሉ ለሙሉ ከብረት ሊሰራ የሚችል እንዲሁም ከጣውላ ሊሰራ የሚችል የቤት እቃ ሲሆን ዋና አገልግሎቱም ነነገሮችን ለማገናኘት ወጥ ጋ ወይም ሻይ ጋ እየገባ ነገሮችን ለማዋሀጃነት እንጠቀመዋለን።

ዶናል ትራምፕ በጣም ታዋቂ ከሆኑ የአሜሪካን መካከል የሚመደብ መሪ ሲሆን በፖለቲካ ዓለም ትልቅ የአሜሪካን የዘር የማስቀጠል መሪ ናቸው ተብሎ ይታመናል

የወይዋ ጭስ ይህ እንግዲህ ሴቶች የሚጠቀሙት ውበታቸውን የቆዳቸውን ጥራት ላይመጠበቅ የሚጠቀሙት የጤስ ዓይነት ሲሆን እነዚህ በተለያዩ በማሳጅ ቤቶች እና በተለያዩ ቦታዎች ሊጠቃሟቸው ይችላሉ።

ኢትዮጵያ ብዙ ጥበብ ያላት ሀገር ናት። ይች ሀገርም ከጥንት ጀምሮ ጥበቧን እያሳደገች በመምጣት አሁን ላይ ላለችበት ደረጃ ደርሶ ይገኛል። ይህ የኢትዮጵያ ጥበብ ከጥንት ጀምሮ ከአባቶች ሲወራረስ የመጣ ድንቅ ጥበብ ነው።

ብዕር ይህ የጽህፈት መሳሪያ እንግዲህ ዋና አገልግሎቱ የተለያዩ ነገሮችን ወረቀት ላይ ለማስፈን በድሮ ቆዳና ሌጦ ላይ ወይም ደሞ ብራና ላይ ይጽፉበት ነበር።

እፅዋት ትልቅ የሆነ አገልግሎት የሚሰጡ ነገሮች ናቸው ከእነዚህ እፅዋቶች መካከል ችግኝ ትልቅ አገልግሎት የሚሰጥ ለማገዶ አገልግሎት በጣም የሚጠቅመው እንዲሁም ለከሰል አገልግሎት የምናውለው እጽዋት ነው።

ዝናሽ ምግብ ቤት ዝናሽ እንግዲ እንደስሟ ዝና ያለት ታዋቂ የሆነች ምግብ ቤት ስትሆን በ አዲሳቫ ትገኛለጅ እንዲሁም የተለያዩ የሀገር ውስጥ ምግዎችን በጥራት እና በኳሊቲ ምትሠራ ምግብ ቤት ነች።